ይህ ደሞ የኢትዮጵያ ብሄራው ምርጫ ቦርድ አርማ ፤ ወይም ምልክት ሲሆን አገልግሎቱም ይህን የመሰሉ ሌሎች ተፎካካሪ ፓርቲዎች የተለያዩ መሆኑን ለማረጋገጥ ነው። ግን ለመሆኑ እንዴት ሰመያዊ ሊሆን ቻለ?

ከሙዚቃ መጫወቻ መሳሪያዎች አንዱ ዋሽንት ሲሆን፤ የተለያዩ ዜማዎችን ለመስራት እንጠቀምበታለን። ቀዳዳዎቹ ግን ለምን አምስት ወይም ስድስት እንደሆኑ አልገባኝም የሚያስረዳኝ እፈልጋለው?

ይህ ደግሞ ከህግ አስከባሪዎች አንዱ ሲሆን ህዝቡ በሰላም እንዲኖርና የህዝቡ ሰላም ለማስጠበቅ ሲባል። ከኋላ ሆኖ በጥምቀት እና በተለያዩ በዓላት ሰላምን የሚጠብቁ የሚኒሻ መከላከያ አባላት ናቸው።